ፋሽን ሽፎን ሽፎን እጅግ ያማረ የተወደደ በአይነቱ ልዩ የሆነ በህዝቦች የሚወደድ በሴቶች የሚለበስ የአለባበስ ፋሽን ሽፎን በመባል ይታወቃል ።

አትክልትና ፍራፍሬዎች ፓፓዬ። ፓፓዬ በመጠኑ እጅግ በጣም ትልቅና በጣም ጣፋጭ የሆነ እና ቀለሙ ቢጫ የሆነ የአትክልት አይነት ነው።

መጽሀፍት፣ መጽሄት እና ጋዜጣዎች፦ ሰመመን፦ ሰመመን ደስታ፣ ሀዘን፣ ፍቅር እና ተስፋን የሚገልጽ እጅግ ያማረ እና የተዋበ የመጽሀፍ አይነት ሰመመን ይባላል።

አትክልትና ፍራፍሬ ሎሚ በመጠኑ እጅግ በጣም አነስተኛ በጣሙ ደግሞ እጅግ በጣም መራር የሆነ ሰውነታችን እጅግ በጣም ብዙ ጥቅም የሚሰጥ ከበሽታ የሚከላከል አትክልትና ፍራፍሬ ሎሚ ይባላል።

ባህላዊ ህክምና፦ ወጌሻ፦ ወጌሻ እጅግ በጣም አስቸጋሪ እና ጥንቃቄ የሚጠይቅ የሰውን ልጅ ሲሰበር በማሸት የሚካሄድ የባህላዊ ህክምና ተግባር ነው።

ጫማዎች ነጠላ ጫማ እጅግ ብዛት ባላቸው ሰዎች የሚለበስ የሚወደድ እና እጅግ በጣም ቀለል ያለ የሙቀት ሰዓት የሚለበስ የጫም አይነት ነው።

ታዋቂ መሪ አባቶች አባ ገብረኪዳን በሃገራችን የተወደዱ ፣የተከበሩ እጅግ አድማጭ ያላቸው የክርስትና ሐይማኖት ሰባኪ አባት ናቸው።

ማስታወቂያ ፦ ክፍት የስራ ቦታ ማስታወቂያ ፦ ክፍት የስራ ቦታ ማስታወቂያ እጅግ ጠቃሚ የሆነ ለባለስራ አጦች እጅግ ደስ የሚል ዜናን የሚያበስር የማስታወቂያ አይነት ነው ።

ስነ ሕንፃ እና ግንባታ የላሊበላ ዉቅር አብያተ ክርሰሰቲያን ተስፋን፣ ፍቅር፣ አንድነትን መተሳሰብን የሚያስተላልፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነዉ።

ጌጣጌጥ የጆሮ ጌጥ። የጆሮ ጌጥ በመጠኑ አነስተኛ ሲሆን በህዝቡ ዘንድ እጅግ በጣም ተወዳጅ፣ ለስጦታ የሚያገለግል፣ የፍቅርን ፣ የደስታን ስሜትን የሚገልጽ የ ጌጣጌጥ አይነት ነው።

ትምህርት፦ ሒሳብ፦ ሂሳብ ከትምህርት አይነቶች አንዱ ሲሆን እጅግ በጣም ከባድ አዕምሮን የሚፈትን የሚያጨናንቅ የትምህርት አይነት ሂሳብ በመባል ይታወቃል።

እጽዋት ዋርካ። ዋርካ እጅግ በጣም ትልቅ የሆነ ፍሬ በማፍራት የሚታወቅ እጅግ አስደናቂና አስደማሚ የዕጽዋት አይነት ዋርካ በመባል ይታወቃል።

ጌጣጌጥ ጆሮ ጌጥ ጆሮ ጌጥ በመጠኑ እጅግ አነስተኛ የሆነ በጣም ውብ ማራኪና አስደናቂ በጆሮ ላይ የሚደረግ የጌጥ ዓይነት ከወርቅ ፣ከብር ፣ ከነሀስና የተለያዩ ነገሮች የሚሠራ ጌጣጌጥ ነው።

እፅዋት ዋንዛ። ዋንዛ እጅግ በጣም የሚገርም ፍሬው የሚበላ ለብዙ አገልግሎቶች የሚውል እጅግ በጣም ብዙ ጠቀሜታ ያለው የእጽዋት አይነት ዋንዛ ይባላል።

ማበረሰብና ቤተሰብ ።የአገው ማህበረሰብ እጅግ በጣም ደስ የሚሉ በባህላቸው የሚታወቁ እጅግ ተወዳጅ ማህበረሰብ ናቸው።

ጌጣጌጥ ። ጆሮ ጌጥ ፡ ጆሮ ጌጥ በመጠኑ አነስተኛ ሲሆን እጅግ ያማረ የተዋበ ከወርቅ ከብር ከነሐስ የተሠራ ለሰው ልጆች ውበት የሚሰጥ ጌጣጌጥ ነው ።

አርስተ ዜና አርስታ ዜና ዋናዎችን ዜና የምናሳልፍበት እጅግ በጣም ጠቃሚ የሆነ የሰው ልጆች በደስታ የሚያደምጡት ዋና ዋና ቁም ነገር የያዘ የዜና መግቢያ አርስተ ዜና ይባላል።

ባንድራ እና መላያ፦ የኢትዮጵያ ባንድራ፦ የኢትዮጵያ ባንድራ የህዝቦቹን፣ ተስፋ፣ አንድነት፣ ታሪክ፣ ልምላሜ፣ ተጋድሎን የሚገልጽ በህዝቦች ዘንድ ሰላምን የሚያመለክት የባንድራ አይነት ነው።

ሀይማኖት የመስቀል በዓል የአገራችን የደስታ ፣ ፍቅር ፣ መተሳሰብ የሚያስተጋባው በ ኦርቶዶክስ ተዋህዶ ተከታዮች የሚቀበር የሃይማኖት ዓይነት ነው።

ንግድ እና ግብይት፦ የባሪያ ንግድ ፦ የባሪያ ንግድ እጅግ አስከፊ የሆነ፣ እጅግ አሳዛኝ ፣ በጭካኔ የተሞላ የሠው ልጆች እንደ እቃ ሲሸጡበት የነበረ አስከፊና አስነዋሪ ተግባር ነው።

ማጓጓዣ እና ተሽከርካሪዎች ባቡር:- ባቡር በመጠኑ እጅግ በጣም ትልቅ በቁመቱ እጅግ በጣም ረዥም የሆነ በጣም ብዛት ያላቸዉ ሰዎችን የሚይዝ አገልግሎት የሚሰጥ ማጓጓዣ እና ተሽከርካሪ ነዉ።

የቤት እቃዎች ፦ ብርጭቆ፦ ብርጭቆ በመጠኑ በጣም ትንሽ እና በአይነቱ እጅግ ከፍተኛ ጥንቃቄ የሚያስፈልገው የቤት እቃ በጭቆ ይባላል።

ማጓጓጃና ተሽከርካሪዎች ባጃጅ በመጠኑዋል አነስተኛ ነች እጅግ ፈጣን ለሰው ልጆች እጅግ የተለያዩ ጥቅሞችን የምትሰጥ ተሽከርካሪ ባጃጅ በመባል ትታውቃለች።

ሐይማኖት የመስቀል በአል የመስቀል በዓል በህዝቦች ደስታን ፍቅርን የሚገለጽብት በኦርቶዶክስ ሃይማኖት ተከታዮች በደስታ የሚከበር የበዓል አይነት የመስቀል በዓል ይባላል።

መሰረተ ልማት መንገድ። መንገድ ከመሰረተ ልማት መካከል አንዱ ሲሆን ለሰው ልጅ እጅግ በጣም ጠቃሚ የሆነ ለመጓጓዣዎች እጅግ አስፈላጊ የሆነ የመሠረተ ልማት አገልግሎት ነው።

ልዩ ልዩ መሣሪያዎች ጮለቅ ከ ልዩ ልዩ መሳሪያ መካከል ሲሆን፤ ብዙ ጥቅሞች አሉት። በሹለት ጫፍ ያለው በሕዝቡ ዘንድ በብዙ አገልግሎት የሚሰጥ በጣም ተወዳጅ ብዙ ጥቅም የሚሰጥ የ ልዩ ልዩ መሳሪያ ነው።

ስፖርት ፦እግር ኳስ፦ እግር ኳስ ቀልብን የሚስብ፣ ልብ አንጠልጣይ ፣ደስ የሚል፣ የሚያስደንቅ በህዝቦች ዘንድ ተወዳጅ የሆነ በሁለት ተቃራኒ ቡድኖች ከአንድ ጎል ወደ ሌላው ጎል ለማስገባት የሚደረግ እንቅስቃሴ ነው።

ጥበብና ባህል አሸንዳ አሸንዳ በሀገራችን የተወደደ ደስ የሚል ፍቅርን መተሳሳብን የሚያስተላልፍ በትግራይ ክልል የሚከውን የባህል ተግባር ነው።

እፅዋቶች ። ባህር ዛፍ ፡ ባህር ዛፍ በቁመቱ እጅግ በጣም ረጅም የሆነ ለሀገራችን ብዙ ጠቀሚታ የሚሰጥ ለተለያዩ ብዛት ላላቸው አገልግሎቶች የሚውል የእፅዋት አይነት ባህር ዛፍ ይባላል ።

ማስጌጥ ማደስ ማደስ ቤትን ማሳመር ማስዋብ የደስታ ስሜት እንዲፈጥር ማድረግ የተለያዩ ነገሮችን መኳኳል ተግባር ነው።

ሙዚቃ ዘለሰኛ:- ዘለሰኛ የሰዉ ልጅ ትዝታ፣ ሀዘን፣ ብሶት፣ መመሰጥን ሊገልፅ የሚችል እና ተወዳጅ የሆነ የሙዚቃ አይነት ነዉ።

ጌጣጌጥ፦ የጆሮ ጌጥ፦ የጆሮ ጌጥ በመጠኑ እጅግ አነስተኛ የሆነ በአይነቱ እጅግም በጣም ተወዳጅ የሆነ የሰው ልጅ የፍቅርን፣ የደስታን ስሜት ለመግለጽ ለስጦታ የሚሰጠው የጌጣጌጥ አይነት ነው።

የሱፐር ማርኬት ምርቶች ቴስቲሶያ ቴስቲሶያ እጅግ በጣም ተወዳጅ የሆነ በህዝቡ ዘንድ ተቀባይነትን ያገኘ በጣም የሚጣፍጥ የስጋ አይነት የሱፐር ማርኬት ምርት ቴስቲሶያ ይባላል።

አንበሳ ጫማ እጅግ በጣም ጠንካራ የሆነ፤ በሀገራችን ብዙ ጠቀሜታ ያለው ደስ የሚል የጫማ አይነት አንበሳ ጫማ በመባል ይታወቃል ።

ንግድና ግብይት የባሪያ ንግድ። የባሪያ ንግድ እጅግ በጣም አሰቃቂ የሆነ ፣በሀገራችን የተወገዘ ፣የሀዘንን ድምጽ የሚሰጥ ፣በሀገራችን መጥፎ ተግባር የነበረ ፣በዓለም ላይ የተወገዘ ድርጊት ነው።

ጉዞ ፣ ቱሪዝምና ስደት፦ የህገወጥ ስደት ፦ የህገወጥ ስደት እጅግ አሳዛኝ ፣ የሚያስጨንቅ ፣ አስከፊና መጥፎ ተግባር ሲሆን የሰው ልጅ በህገወጥ መልኩ ከአንድ ሀገር ወደ ሌላ ሀገር የሚሸጋገርበት ተግባር ነው ።

ምግብ በየአይነት በየአይነት እጅግ የሚጣፍጥ ብዛት የለው በሀገራችን በጣም ተወዳጅ ድንቅ የምግብ ዓይነት በየአይነት በመባል ይታወቃል::

ጉዞ፥ ቱሪዝምና ስደት ህገወጥ ስደት:- ህገ ወጥ ስደት በጣም አስከፊ እና አሳዛኝ የሆነ ሰዎች በህገ ወጥ መልኩ ከአንድ ቦታ ወደሌላ ቦታ የሚዘዋወሩበት ስነስርአት ነው።

ሙዚቃ ዘመናዊ ሙዚቃ የሰው ልጅን ደስታ፣ ሐዘን፣ ፍቅር የተለያዩ ስሜቶች ለመግለፅ የምንጠቀምበት የሀገራችን የሙዚቃ አይነት ነው ።

ጉዞ፣ ቱሪዝም እና ስደት ፦ ህገ-ወጥ ስደት :-ህገ-ወጥ ስደት እጅግ አስከፊ የሆነ ለሰው ልጆች ችግር ፣አደጋ የሚጋርጥ ከቦታ ወደ ቦታ በህገወጥ መልኩ የመሸጋገር ሂደት ነው።

ባንዲራና መለያ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ህዝቦችን ሰላም፣ ደስታ ፣ቁርጠኝነት ፣ታጋይነት፣ የደም መፋሰስ የሚያሳይ በህዝቦች ዘንድ ተወዳጅ የሆነ የባንዲራ ዓይነት ነው ::

ሕግ አስከባሪ ወታደር: ወታደር እጅግ በጣም የተከበረ የተወደደ የአንድን ሀገር ባህል የሚያስከብር ለአንድ ሀገር አለኝታ የሆነ ሰላምን የሚያሰፍን ደስታን የሚያበስር ሰው ነው::

ታዋቂ መሪ አባቶች አበበ ቢቂላ። አበበ ቢቂላ በሀገራችን እጅግ በጣም ታዋቂ ፣ተወዳጅ ፣ፈጣን እና የተከበረ ሯጭ ነው።

ቤትና መኖሪያ ቤት ቪላ ቤት ቪላ ቤት በመጠኑ እጅግ ግዙፍ የሆነ የሰው ልጆች የሚደሰቱበት የሚኖሩበት ትልቅ የመኖሪያ ቤት ቪላ ቤት በመባል ይታወቃል።

ፋሽን፦ ተነፋነፍ ሱሪ ደስ የሚል የፈገግታ ስሜትን የሚፈጥር፤ ባህልን የሚያንፀባርቅ እጅግ ተወዳጅ የሆነ በሀገራችን በብዛት ተቀባይነት የነበረው የፋሽን አይነት ነው ።

ትምህርት ሳይንስ በትምህርት አይነቱ እጅግ የተዋበ አስደናቂ እና የሚገርሙ ትምህርቶችን በማስተማር የሚታወቅ በተማሪዎች ዘንድ እጅግ ተወዳጅ የትምህርት ዓይነት ሳይንስ በመባል ይታወቃል።

ሀይማኖት። መውሊድ። መውሊድ በጣም ተወዳጅ በህዝቦች ዘንድ በደስታ፣ በፍቅር ፣በመተሳሰብ የሚከበር በእስልምና ሀይማኖቶች የመሐመድን የትውልድ ቀን የሚከበርበት በአል ነው።

ሐይማኖት ጥምቀት ጥምቀት እጅግ ያማረ የተዋበ የህዝቦችን ደስታ ፣ፍቅር፣ ሰላም ፣አንድነት የሚገልጽ የክርስትና ሃይማኖት የበዓል ስነስረአት ጥምቀት በመባል ይታወቃል

ታዋቂ መሪ አባቶች ኃይሌ ገብረ ስላሴ በሀገራችን እጅግ የተወደደ ፣የተከበረ ፈጣንና ለሀገራችን ብዙ ውለታ የዋለ መሪ ነው ታላቅ አባት ነው::

ዜና ። ሰበር ዜና ፡ ሰበር ዜና አስደንጋጭ አስገራሚ እጅግ የሚደንቁ ያልተሰሙ መረጃዎችን ለህዝቦች የሚያሰማ የዜና አይነት ነው ።

የሱፐርማርኬት ምርቶች ፦ ፓስታ ፦ ፓስታ እጅግ በጣም የሚጣፍጥ ፣ በአብዛኛው ኢትዮጵያዊ ተዘውትሮ የሚበላ ፣ እጅግ ጣፋጭ የሆነ የሱፐርማርኬት ምግብ ነው ።

ማህበረሰብና ቤተሰብ የወሎ ማህበረሰብ የወሎ ማህበረሰብ እጅግ ተወዳጅ በሰው ዘንድ ፍቅር ያገኘ ሀይማኖት እኩልነትን የሚያከብር የብሔር ብሔረሰቦችና ህዝቦች መኖርያ ነው።

መጓጓዣ እና ተሽከርካሪዎች ባጃጅ ባጃጅ በመጠኗ አነስተኛ ስትሆን ፤ በፍጥነቷ እጅግ በጣም ፈጣን የሆነች፤ ለአደጋ ተጋላጭ ፤በህዝቦች ዘንድ በብዛት የምንጠቀምበት ተሽከርካሪ ነች።

ልዩ ልዩ መሳሪያዎች ፦ ጮለቅ፦ ከሁለቱ ጫፉ እጅግ በጣም ስለት የሆነ ሹል የሆነ መሬትን በጥልቅ ለመቆፈር የሚያገለግለን እጅግ በጣም ጠቃሚ የሆነ የልዩ ልዩ መሳሪያ ዕቃ ነው።

የቤት እና የዱር እንስሳት ። ኤሊ ፤ ኤሊ እጅግ በጣም ጠንካራ የሆነች እና እጅግ በጣም ቀርፋፋ የሆነች የዱር እንስሳ ኤሊ በመባል ትታወቃለች ።

መሰረታዊ አገልግሎት መንገድ፡- መንገድ ለመስራት በጣም አስቸጋሪ ውስብስብ የሆነ ነገር ግን ለህዝቦች እጅግ በጣም አስፈላጊ እና መሰረታዊ የሆነ የመሠረታዊ እገልግሎት ነው።

ዜና፤ ሰበር ዜና፦ ሰበር ዜና እጅግ በጣም አስደንጋጭ የሆኑ፣ ያልተሰሙ፣ ለማህበረሰቡ ጠቃሚ፣ አስደሳች ወይም አስደንጋጭ የሆኑ የዜና አይነቶችን የምናቀርብበት መንገድ ነው።

ማሽኖች ። የእንጨት መቁረጫ ማሽን ፡ የእንጨት መቁረጫ ማሽን እጅግ በጣም ዘመናዊ እና ቀልጣፋ የሆነ የባህላዊ የማሽን አቆራረጥን በዘመናዊ መልኩ የሚያቀላጥፍ ተግባር ነው ።

የቤትና የቢሮ እቃዎች ቁምሳጥን ቁምሳጥን በመጠኑ እጅግ በጣም ረጅም የሆነና ለቢሮና ለቤት በጣም ብዙ አገልግሎቶች እና ጥቅሞች የሚሰጥ የቤትና የቢሮ ዕቃ ቁምሳጥን በመባል ይታወቃል።

ሙዚቃ ዘመናዊ ሙዚቃ፦ የሰውን ልጅ ደስታን፣ ስሜትን፣ ባህልን የሚገልጽ በዘመናዊ መልኩ የሚካሄድ የሙዚቃ አይነት ዘመናዊ ሙዚቃ ይባላል።

ግብርና ዶሮ እርባታ እጅግ በጣም አስቸጋሪ ከባድ የሆነ የሰው ልጆች የሚያስፈልግ ጠቃሚ የሆነ የግብርና ተግባር ነው።

የቤትና የዱር እንስሳ ዝሆን ዝሆን በመጠኑ እጅግ በጣም ግዙፍ የሆነ በባህሪው ደግሞ እጅግ በጣም የዋህ የሆነ የዱር እንስሳ አይነት ዝሆን በመባል ይታወቃል።

ኤሌክትሮኒክስ ሞባይል እጅግ በጣም ጠቃሚ የሆነ በህዝቦች ደስታን መልዕክት ማስተላለፍን እንዲሁም ጠቃሚ ነገሮችን የሚያስተላልፍ እጅግ ጠቃሚ የሆነ ኤሌክትሮኒክስ ዕቃ ነው።

ፀጉር ሹሩባ፡- ሹሩባ ሴት እህቶቻችን በደስታቸው ጊዜ፥ በሰርግ፥ በተለያዩ ሁኔታዎች ደስታን፥ ፍቅርን ለመግለጽ የሚሰሩት የፀጉር ዓይነት ሹርባ ይባላል።

ቡና ቤቶች እና ምግብ ቤቶች ፦እንቁጣጣሽ ምግብ ቤት፦ እንቁጣጣሽ ምግብ ቤት እጅግ በጣም ያማረ የተዋበ በደንበኞች ደስታ ስሜት የሚፈጥር የምግብ ቤት ቦታ ነው።

ግብርና ዶሮ እርባታ ዶሮ እርባታ እጅግ በጣም አስቸጋሪ ጥቃቂ የሚጠይቅ በብዙሀኑ የሚተገበር እጅግ ጠቃሚ የሆነ እንቁላል እና የስጋ ዶሮ የማርባት ተግባር ነው።

ንግድና ግብይት የኦንላይን ንግድ የኦንላይን ንግድ እጅግ በጣም ቀላል የሆነ ዘመናዊ በሰው ልጆች ዘንድ ተወዳጅ የሆነ እና ብዙ ተጠቃሚ ያተረፈ ሰዎች ከቦታ ቦታ ሳይንቀሳቀሱ በኮምፒውተራቸው የሚያደርጉት ንግድ ነው።

ቤት እና መኖሪያ ቤት ቪላ ቤት በዓይነቱ እጅግ ትልቅ የሆነ በሀብታሞች የሚወደድ የደስታ ስሜትን የሚፈጥር እጅግ በጣም ውብና ያማረ ቦታ ነው።

የሱፐር ማርኬት ምርቶች ቴስቲ ሶያ ።ቴስቲ ሶያ እጅግ በጣም ጣፋጭ የሆነ የስጋ ዓይነት ያለው በህዝቡ ዘንድ በብዛት የሚዘወተር እጅግ ጠቃሚ የሆነ የሱፐር ማርኬት ምርት ነው።

ቤት እና መኖሪያ ቤት ፎቅ ቤት ፎቅ ቤትእጅግ በጣም በቁመቱ ትልቅ በመጠኑም ብዙ የሆነ ቤቶች ከቤቶች ላይ ተደራርበው የሚሰሩበት የቤት አሰራር ነው።

ቡና ቤቶችና ምግብ ቤቶች ፦ የሺ ቡና ቤት ፦ የሺ ቡና ቤት ጣፋጭ ቡና ያላት ፣ በሀገራችን በባህርዳር በጊዮርጊስ አካባቢ የምትገኝ ፣ በብዙሀን የደስታ ስሜት የሚፈጥር የቡና ቤት ነው ።

መጓጓዣ እና ተሽከርካሪ። ባስ ፡ ባስ በመጠኑ እጅግ ትልቅ የሆነ በብዛት በጣም ብዙ ሰው የሚይዝ በሀገራችን ብዙ ሰው የሚወደው የመጓጓዣ እና ተሽከርካሪ ባስ በመባል ይታወቃል ።

የ ሱፐርማርኬት ምርቶች ቴስቲ ሶያ እጅግ ጣፋጭ እና ተወዳጅ የሆነ የስጋ ዓይነት ጣዕም ያለው በብዙ ተቀባይነት ያገኘ የሚወደድ የምግብ አይነት ነው።

ስራ የቀን ስራ የቀን ስራ እጅግ በጣም አድካሚ በጣም አስቸጋሪ የሆነ የሰው ልጅ የለት ከእለት ህይወቱን ለመግፋት የሚያደርገው ጠንካራና አልፊ የስራ አይነት ነው።

ትምህርት ሂሳብ። ሂሳብ እጅግ በጣም ውስብስብ፣ የሆነ አስቸጋሪ የሆነ ፣ተማሪዎች ለመማር በጣም የሚከብድ ግን የሚወዱት የትምህርት አይነት ነው ።

ማስታወቂያ የጨረታ ማስታወቂያ የሰውን ልጅ ጉጉት የሚፈጥር፤ የሚያስገርም የማስታወቂያ አይነት ሲሆን የተለያዩ ነገሮችን ለመሸጥ የሚታወቅ ማስታወቂያ ነው።

ማህበራዊ ሚዲያ፦ ፋና ብሮድካስቲንግ ፦ፋና ብሮድካስቲንግ በህዝቦች እጅግ የተወደደ ደስ የሚሉ አስደናቂ ገራሚ መረጃዎችን ለህዝቡ በማቅረብ የሚታወቅ የማህበራዊ ሚዲያ ነው።

መጓጓዣና ተሽከርካሪዎች ባጃጅ። ባጃጅ በመጠኑ እጅግ አነስተኛ የሆነ እና ባለ ሶስት እግር ሲሆን በህዝቦች ዘንድ በጣም ተወዳጅ የሆነ መጓጓዣ እና ተሽከርካሪ ነው።

የሱፐርማርኬት ምግቦች ፦ ኢንዶሚ ፦ ኢንዶሚ እጅግ በጣም ተወዳጅ የሆነና በስፋት የሚበላ ፣ በጣም ለምግብነት ፈጥኖ የሚደርስ ፣ ሦስት ደቂቃ ብቻ የሚፈጅ የሱፐርማርኬት ምርቶች ናቸው ።

መሠረተ ልማት ማብራት ማብራት ለሰው ልጆች እጅግ ጠቃሚ እጅግ አስፈላጊ የሆነ በሕዝቡ ዘንድ በጣም ተወዳጅ እና መሰረታዊ የሆነ የሰው ልጆችን ከጨለማ ወደ ብርሃን የሚያሸጋግር የደስታ ምንጭ የሆነ መሰረታዊ አገልግሎት ነው።

የጽህፈት መሳሪያ ዕቃዎች ፦ ማስታወሻ ደብተር ፦ማስታወሻ ደብተር የሰው ልጅ ሀዘን ፣ ደስታ ፣ ትዝታ እና የመሳሰሉ ማስታወሻዎችን የምናሰፍርበት የጽህፈት መሳሪያ እቃ ማስታወሻ ደብተር ይባላል ።

ሀይማኖት ፡-የጥምቀት በአል የደስታ፣ የአንድነት፣ የፍቅር፣ የሰላም የመሳሰሉትን የሚናገር በኦርቶዶክስ ሃይማኖት የሚተገበር በዐል ነው ።

ኤሌክትሮኒክስ ቴሌቪዥን። ቴሌቪዥን በመጠኑ ገዘፍ ያለ ለሰው ልጆች እጅግ በጣም ብዙ ጥቅሞች የሚሰጥ ለደስታ፣ ለመዝናኛ፣ መረጃን ለመቀበያ የሚያገለግል የኤሌክትሮኒክስ ዕቃ ነው።

ማስጌጥ ማደስ። ማደስ ከማስጌጥ ተግባሮች መካከል አንዱ ሲሆን እጅግ በጣም ጠቃሚ የሆነ፣ አንድን ቦታ እጅግ ውብ ፣ያማረ፣ ማራኪ የማድረግ ተግባር ማደስ ይባላል።

ጥበብና ባህል እሬቻ እሬቻ በሀገራችን በኦሮሚያ ህዝቦች እጅግ በጣም የተወደደ ልዩ የተከበረ የበዓል አገልግሎት እሬቻ በመባል ይታወቃል።

ንግድ እና ግብይት፦ ገበያ ፦ ገበያ የንግድ እና ግብይት የሚካሄድበት ቦታ ሲሆን እጅግ በጣም ሰው የበዛበት ግርግር የበዛበት ዋካታ ጩሀት ያለው የንግድ እና ግብይት መተግበሪያ ቦታ ነው።

ሀይማኖት ፦ የጥምቀት በዓል ፦ የጥምቀት በዓል በደስታ ፣ በጭፈራ፣ በሁታ በተለያዩ ደስ በሚሉ ስሜቶች የሚከበር የኦርቶዶክስ ተዋህዶ የእምነት ተከታዮች የበዓል ስነስረዓት ነው ።

ምግብ ሽሮ፦ ሽሮ በጣም የተወደደ እጅግ ጣፋጭ የሆነ በኢትዮጵያ ማህበረሰቦች ዘንድ እጅግ በጣም የተለመደ እና የሚበላ የምግብ ዓይነት ሽሮ በመባል ይታወቃል።